አንዲት ህጻን ጸጉርዋን ተሰርታ ፎቶ የተነሳች ምስል። በጣም ደስ ምትል ህጻን ልጅ ጸጉርዋም ቁጥርጥር ተሰርታ እያለች የሚያሳይ ምስል።

12ኛ ክፍል ተምረን ስንጨርስ የምንወስደው የማጠቃለያ ፈተና መሙያ መልስ መሙያ ወረቀት ነው። 45ኛ ጥያቄ ላይ ከ1 እስከ44 ሰርታ 45ኛ ጥያቄ ላይ ደርሳ 45ኛ ቢ ምርጫ እያጠቆረች እያለ የሚያሳይ ምስል ነው።